የፅህፈት መሳሪያዎች የፅህፈት መሳሪያዎች ከምንላቸው ውስጥ አንደኛው የሆነው ደብተር ሲሆን ደብተር የተለያዩ ነገሮች ለመፃፍ የምንጠቀምበት የፅህፈት መሳሪያዎች ውስጥ የሚካተት ነው። እርስዎ ከዚህ በፊት ደብተር ተጠቅመው የፃፉት ማስታወሻ ወይም ነገር አለ?

ታዋቂ መሪዎች አባዞች ከምንላቸው ውስጥ አንደኛ የሆኑት የቀድሞው የኢትዮጵያ ጠቅላይ ሚኒስተር አቶ መለስ ዜናዊ ሲሆኑ እኛ አባት በኢትዮጲያ ካሉ ታዋቂ መሪዎች አንደኛው ናቸው። እና እኚህ አባት ወይም መሪዎች ሰርቶ ከሄዱ ስራዎች ውስጥ ይዘርዝሩይዘርዝሩ።

ተፈጥሮና አካባቢ ተፈጥሮና አካባቢ ከመላው የባህር ዳር ተፈጥሮን አካባቢ ሲሆን የባህር ዳር ተፈጥሮ አካባቢ የተቀበለች ከተማ ብዙ ሰዎች የሚወዷት በተፈጥሮ በጣም አስደማሚ ከሆኑ ከተሞች ውስጥ ከተመለከተ ይች ከተማ በስንት ዓ.ም ተቆረቆረች

ስፖርት ስፖርት ካንደኛው የቅርጫውን የቅርጫት ሁለት ቡድኖች ስድስት በመሆን የሚጫወቱት የስፖርት አይነቶች ይህ የቅርጫዎ ተጫዋቾች ውስጥ ጥቂቶቹን ይጥቀሡልን

ጥበብ እና ባህል ጥበብ እና ባህል ከምንላቸው ውስጥ አንዱ የሙዚቃ መሳሪያ ሲሆን የሙዚቃ መሳሪያዎችን ከሚባሉት ውስጥ ክራር ፣ከበሮ ያሉት እነዚህም በባህላዊ መንገድ የሚሰሩ ጥበብ እና ባህል ከምንላቸው አንደኞቹ ናቸው። ይሄን ተጠቅመው የባህል ሙዚቃ የወጣ ሰው ያውቃሉ?

አትክልትና ፍራፍሬ አፍሪካ አንደኛውን ማንጎ በጣም ጣፋጭ ነው ይህም አብዛኛው ጊዜ በባህርዳር ከተለመደው የአትክልትና አይነቶች ውስጥ አንደኛውን ማንጎ ነዉ። ይሄን አትክልትና ፍራፍሬ ያውቃሉ

ማሽኖች ማሽኖች ከምንላቸው አንደኛ የሆኑ የእጁስ መፍጫ ማሽን ሲሆን የተለያዩ ነገሮችን የሚፈልግልን ሲሆን ይህም በጣም ተወዳጅ ከሆኑ መፍጮዎች ውስጥ አንደኛ ሲሆን እርሶ ከዚህ በፊት ይህንን ማሽን ተጠቅሞ ምን ጁስ ጠጥተው ያውቃሉ?

ጥበብና ባህል ጥበብና ባህል ከምንላቸው ዉስጥ እንግዲህ አንኛዉ ባህላዊ ሙዚቃ ነዉ በኢትዮጵያ እጅግ ተወዳጅ ነዉ

እኛ ቤቶችና ምግብ ቤቶች ቡና ቤቶችና ምግብ ቤቶች ከምንላቸው ውስጥ አንደኛው ካኖን ሲሆን ካኖ ንግድ ቤት በጣም ከፖሊ አካባቢ ከሚገኙ ቤቶች ውስጥ በጣም አሪፉ ምግብ ቤት ነው እና ከዚህ በፊት ገብተው ተጠቅመው ወይም ደግሞ ተጠቅመው ያውቃሉ?

ሙዚቃ ሙዚቃ ከሙዚቃ አይነቶች ውስጥ አንደኛው የሱዳን ሙዚቃ ሲሆን የሱዳን ሙዚቃ በሱዳንኛውም ጊዜ በጣም ተወዳጅ የሆነ ሙዚቃ የሙዚቃ የሰሙት ሰው አለ

ንግድና ግብይት ውስጥ አንደኛው የልብስ ይሆን የተለያዩ ልብሶችን የምሸጥበት የመንበዛበት ነውና እንመለከት እርሶ ከዚህ በፊት ያሉት

ስፖርት ስፖርት ከምረራቸው ውስጥ አንደኛው ነው የእጅ ኳስ ወይንም የእጅ ኳስ በእጃቸው የሚጫወቱ የስፖርት አይነት ሲሆን የስፖርት አይነት በአብዛኛው ጊዜ ተወዳጅ ከሆኑ የስፖርት አይነቶች ውስጥ አንደኛው ነው እና የእጅ ኳስ በኢትዮጵያ ቀጠለ የስፖርት አይነቶች ውስጥ አንደኛው ነው ብለው ያስባሉ።

አርማ ከምንላቸው ውስጥ እንግዲ ያንደኛው ሲሆን ሀገር መከላከያ ሰራዊት አርማ ሲሆን ይህም አርማ አብዛኙን ጊዜ የሚያገለግለው ያንን መከላካ ሰራዊት ከሌሎች ለመለየት ወይንም ደግሞ ከሌሎች ድርጅቶች ለመለየት የምንጠቀመ ነው። እና ይህንን አርማ ከዝብ ፊት ሌላ ድርጅትል የተመልክትች።

የስፐርማርኬት ምርቶች የሱፐር ማርኬት ምርቶች ከምላቸው ውስጥ እንግድ አንደኛው የስንዴ ተዋጾ ከሆኑብስ የታሸጉ እንደ ሩዝ የመሳሰል ምግብ ሲሆን ሩዝ በሱፐር ማርኬቶች ካሉ ወይም ታሽጎ ከሚሰጡ የሱፐርማርኬቶች ምርቶች አንዱ ሲሆን ይህን ሱፐር ማርኬት ምርት ገዝተው ያውቃሉ።

አርማ አርማ ከምንላ ውስጣ አንገድ ያንደኘው የባህርደር ዩኒቨርስቲ አርማሲሆን የባህርደ ዩኒቨርሲ ባህርደ ዩኒቨርስቲ ከሌሎች ዩኒቨርሲዎች ለመለየት ወንም ደግሞ ላይተለመው የምንጠቀሙ አርማሲሆን ይህን አርማ ከዚህ በፊት ይህ አርማ ለባህርደ ኢኒቨርሲቲ ለመን ሃላ ዓመት አገልግሏል ብለው እያሰባሉ፡፡

የአትክልት እና ፍራፍሪ ከምላቸ ውስጥ እንግድ ያንደኘው አሀባብ ሲሆነ አሀባብ በጣም በጣም በነጭነት ወይንም ውሃ ብዙ ሃ ስላለው ብዙ ሰዎች ይህንን የአትክልት እና አፍራ ፍሬች ሲመገቡት ወይም ሲጠቀሙት እንመለክታ እርስ ከዚህ በፊት አህባበል ተያውቃሉ?

ልዩ ልዩ መሣሪዎች ልዩ ልዩ መሣሪዎች ከምንላቸው ውስጥ አንደኛው መዶሻ ሲሆን መዶሻ የተለያዩ ነገሮችን ከምንመታባቸው የልዩ ልዩ መሣሪዎች ውስጥ አንደኛው ሲሆን ይህ ልዩ ልዩ መሣሪያ አብዛኛን ጊዜ በአናጲዎች እና በግንበኞች ይጠገሙታል። ይህን ልዩ መሣሪያ ተጠቅመው ያውቃሉ?

ልዩ ልዩ መሣሪዎች ልዩ ልዩ መሣሪዎች ከምንላች ውስጥ እንግድ አንደኛው መጋዝ ሲሆን መጋዝ የተለያዩ ነገሮችን ለመቆራረት እና ለመሰነዛጠቂ የሚንጠገመው ከልዩ ልዩ መሳሪዎች ውስጥ አንደኛው ሲሆን መጋዝን የሚጠቀሙት አናጺ እና ግንበኞች ናቸው። ከዚህ በፊትር ሰው መጋዝ ተጠግመው ነገሮችን ኮርጠ ያወቃሉ?